ይሄ የሰሜን ቀይ ቀበሮ ሲሆን በጣም የሚያምር እና የሚያስደስት ለጉብኝትና እንዲሁም ለቱሪዝም የሚያገለግል የዱር እንስሳ።

ይህ የሚታየው ነጭ ሽንኩርት ሲሆን ለወጥ ማጣፈጫነት እንድሁም ለሽሮ መደረሰሚያነት እና አንዳንድ ጊዜ ሰዎች ሲታመሙ ለጉንፋን ሲታመሙ አፍንጫቸው ላይ በመሰካት አፍንጫቸው እንድከፈትላቸው ያደርጋል።

ይህ የተዋበ የምግብ ጠረጴዛ የማስጌጥ ሂደት ለሰርግ ወይም ለስብሰባዎች ምሳ ግብዣ የሚያገለግል ነው።